የኢቢኤስ አርማ እንደሚታወቀው እራሱ ብቻ የቲቪ ማንነት እንዲገልጽ ተደርጎ የተሰራ አርማ አላቸው። ይህም በብርቱካናማ ከለር ኢቢኤስ ተብሎ ከመሃል የተጻፈበት የድርጅቱ አርማ ነው።

ሶፋ ከቤት እቃዎቺ ዉስጥ አንዱ ሲሆን አነዚህ የቤት አካዎች በ አጅ ባለሞያዎች የሚሰሩ እኔ ናም በዋጋቸው ከቤት እቃዎች ዉስጥ ቀላይ የማይባል ወጭ የሚያስወጡን ዘመናዊ ናቸው ።

የደቡብ ማህበረሰብ በጣም ስርጥር የበዛበት ማህበረሰብ ሲሆን የማህበረሰብ አለው ተብሎ የሚነገረው የማህበረሰብ ማህበረሰብ የራሱ የሆነ ቋንቋ በኃይል ደግሞ የአኗኗር ስልት ያላቸው ማህበረሰቦች ናቸው።

ቅጥቅጥ መኪና ይህ የተለያዩ አይሱዙ ምርቶችን በመጠቀም ላያቸው ላይ ቦዲ በመስራት ተቀጥቅጠው ይሰሩና ወንበሮች መቀመጫዎች ከተሰሩ በኋላ ተሽከርካሪነት የሚሉ ለፒስታ አካባቢ የሚሆኑ ተሽከርካሪዎች ናቸው።

ጣና በጣም ዘመናዊ ተፈጥሮአዊ በሆኑ መናፈሻዎች ውስጥ አንዱ ሲሆን ይህ ቦታ በባህር ዳር ይገኛል። ትልቅ የሆነ ጀልባዎች አሉበት ከዙሪያ ሪዞርት ያሉበት ነው።

የሚባሉ ትልልቅ መሠረት ውስጥ አንዱ ሲሆን የሼፖርት የሚጠይቁ የተለያዩ ያስፈልጉት መሰረተ ልማት እንደሆነ ይታወቃ ከተሞችና ቦታዎች ላይ የሚባል

ዛፍ በጣም ትልቅ ከሚባሉ የዕዋት አይነቶች ውስጥ አንዱ ነው ይህ ዛፍም በአጼ ምኒልክ ጊዜ የመጣነው እና በጣም ትልቅ እና በብዙዎች ቤት ላይም የሚገኝ የዕዋት አይነት ነው።

እንግዲህ በአሁኑ ሰዓት የዲጅታል መገበያያ በጣም እየተለመደ ያለ የመገበያያ የመገበያያ አይነት ሲሆን የተለያዩ እንደ ፌስቡክ ፣ቴሌግራም እና የተለያዩ ሶሻል ሚዲያዎችን በመጠቀም ብዙ ግብይቶች ይፈፀማሉ።

ቅቅል የስጋ ዓይነት ከአጥንት ወይም የበሬ ስጋ ወይም የበግን በመቀቀል የሚዘጋጅ የስጋ አይነት ሲሆን በጣም ጣፋጭ ከስጋው በተጨማሪ ሾርባ ልናገኝበት የምንችል የምግብ አይነት ነው።

ቅቤ ከተፈጥሯዊ መዋቢያ መንገዶች መካከል አንደኛው ሲሆን፤ እንግዲህ ይህንን ቅቤ አናታችን ላይ በማድረግ ይቀልጣል ለሰውነታችን ለፊታችን ወዝ ሚያላብሰን የተፈጥሮ ውበት መጠበቂያ ነው።

እቤትን ከምንናስጌጥባቸው መንገዶች መካከል አንደኛው ኮርኔስ ነው። ኮርኔስ እንደሚታወቀው ከ ጅብሰም ከተለያዩ ከላስቲክ ኮርነቶች ሊሰራ ይችላል። ቤታችንም ውብ አንፀባራቂ እንዲሆን ያደርገዋል።

የጥምቀት በዓል በኦርቶዶክስ ቤተክርስቲያን ከሚከበሩ በአላት ውስጥ አንዱ ይህ ባህል እንደሚታወቀው ቅዱስ ዮሃንስ ጌታችን ተከትለው የሚከበር ጥር 11 እና 12 ቦታ ወደ ውጪ ወጥተው በአንድ ላይ የሚያከብሩት በአል ነው።

የእንጥል ማስቡዋጠጥ ጎጂ ባህል ሲሆን ህጻናትን ለተለያዩ ተላላፊ በሽታዎች የሚዳርግ እንዲሁም ደግሞ ከስር ከተቡዋጠጠ ከፍተኛ ጉዳትን ሊያስከተል የሚችል ባህል ነው።

እስራኤል የራሷ የሆነ አርማ ያላት ሲሆን ይህም ነጭ ሰማያዊ ነጭ ከመሃል ደግሞ ኮከብ ከስር ደግሞ ሰማያዊ ድጋሚ ያለበት የራሱ ሀገር መለያ ነው ሌላ ሀገር እንደዛ አይነት ባንዴራ የላቸውም።

የሽንት ሃይማኖት እንደሚታወቀው በ ሚመለከ ሃይማኖት ሲሆን ይህ ሃይማኖት የሰው ልጅ ከሞት በኋላ ወደ ምድር የሚመጣው ጥሩ ስራው ነው ሊኖር ብለው የሚያምኑ ሃይማኖት ነው

ሄሊካን ቤራ እንደሚታወቀው በጣም ኃይለኛ የሆነ ያልኮን መጠን ያለው በሩሲያ ተመሶ ለመላው ዓለም የሚቀርብ ይፌራ በጣም ዘመናዊ ተወዳች የሆነ የቤራይነት ነው

ዜና በአንዳ1ንድ የሚት የአጣቢዎች ላይ የሚዘገብ ነው ህም ቃና ቴሌቪዥን ዜና አቅኑሻ በሚመራሃ ግብር የትንሽ ተቂቃ ብቻ የሚሰጥ የዜና ፕሮግራም አለ ይህ የዜና ፕሮግራም ለአታ ለትንሽ ደቂቃ በጣም አቂጭር ፕሮግራም ላይ የሚሰጥ ነው፡፡